ዳማከሴ፤ ዳማከሴ በየአካባቢያችን የሚገኝ ቅጠል ሲሆን ይህ ባህላዊ ህክምና ለምች ለሚባል ወይም ለሽውታ ለሚባለው በሽታ የምንጠቀመው ነው። ይህም ብዙዎቻችን ፈውሶናል።

ፌስቡክ ፌስቡክ በጣም በጣም ተወዳጅ የነበረ በድሮ ሰአት የነበረ ሲሆን፤ በአሁኑ ሰዓት ብዙም ሰው እየተጠቀመው ባይገኝም ብዙ ሰው ይጠቅመዋል። ግን ብዙ አትራፊና ይሄ ማህበር

አካባቢያችን ማስጌጥ በጣም ብዙ ጠቀሜታ ያለው ሲሆን አካባቢያችንን እናስጌጥ ብዙ ሰዎች አካባቢዎችን የመርጡታና የንግድና የኢኮኖሚ ስፍራ ያረጉልናል።

መብራት መብራት ይህ ከመሰረታዊ የአገልግሎቶች የመጀመሪያውና ተጠቃሽው ሲሆን በሁሉም አካባቢ ቢገባ በጣም ጥሩ ይሆናል።

የኢትዮጵያ ባንዴራ ብዙ ምልክቶች ያሉት ሲሆን መሀሉ ላይ ያለው አርማ የብሄር ብሄረሰቦችን እኩልነትን የሚገልፅ ነው

የወሎ ማህበረሰብ፤ የወሎ ማህበረሰብ የፍቅር አገር የሚባል ማህበረሰብ ሲሆን ይህ ማበረሰብ በጣም ታዋቂና ተወዳጅ የሆነ ማህበረሰብ ነው።

ሲኖትራክ:- ሲኖትራክ ትልቅ ተሽከርካሪ ሲሆን ይህ ሲኖትራክ አፈር እና ድንጋይ ከቦታ ቦታ በማንቀሳቀስ እና በቀላሉ እንዲገለብጥ ከቦታ ቦታ እራሱን ችሉ እንዲገለብጥ የምንጠቀምበት ሲሆን ይህ የቻይና ምርት የሆነ ሲኖትራክ ብዙ ቦታ እናገኘዋለን።

የደብረ ማርቆስ ዩኒቨርስቲ የራሱ የሆነ አርማ ሲኖረው ይህ ዩኒቨርሲቲ በአማራ ክልል በደብረማርቆስ ከተማ የሚገኝ ዩኒቨርስቲ ሲሆን ስሙም ደብረማርቆስ ዩኒቨርስቲ ይባላል።

ዳቦ ብዙን ጊዜ ካርቦሃይድሬት የሚሰጥ ሲሆን ፤ ዳቦ ለጥንካሬ እና ለውፍረት የምንበላው ምግብ ሲሆን፤ ዳቦ ደረቅ ያለና ወፈር ያለ የሚጣፍጥ የምግብ አይነት ነው።

የሸራ ቤት ፦ የሸራ ቤት አነስተኛ የኑሮ ደረጃ ያላቸው ሰዎች የሚኖሩበት ቤት ሲሆን ይህ የሸራ ቤት ዝናብን ለመከላከል በሸራ ወጥረው የሚኖሩት ቤት ነው ። የሸራ ቤት እንግዲህ አነስተኛ የኑሮ ደረጃ ያላቸው ሰዎች የሚኖሩበት ቤት ነው ።

ዋርካ፦ ዋርካ በጣም በቅጠለ ሰፋፊነቱ የሚታወቅ እጽዋት ሲሆን ይህም እጽዋት ብዙ ቦታ በመሸፈን የሚታወቅና ሲያዩት የሚያምር ብዙ ጊዜ ጥላ ወይም ፀሐይ እንዳይመታን የምንከለልበት እና የምንጠለልበት ዛፍ ነው።

ሲሊፕር ጫማዎች ወይም ሸበጥ ጫማዎች እነዚህ ጫማዎች ብዙን ሰዓት ቤት ለቤት የምንለብሳቸው ሲሆን ከቤት ወደ ሽንት ቤት ለብሰናን የምንሄዳቸው ጫማዎች ናቸው። ስለዚህ እነዚህ ጫማዎች ብዙ ጊዜ ክፍት እና ቀለል ያሉ ናቸው።

ቴሌቭዥን ቴሌቭዥን በጣም ታዋቂ የኤሌክትሮኒክስ ዕቃ ሲሆን ቴሌቭዥን አለምን በአንድ መስኮት ማየት ሲሆን ይህም በቴሌቭዥን ብዙ መረጃ እንድናገኝ እና የቀን ተቀን ዜና እንድናዳምጥ የሚረዳን ይህ የኤሌክሮኒክስ ዕቃ ነው::

ፓ ፓ ፓ ፓ በታዋቂው ድምፃዊ በአብዱ ኪያር የተዘፈነ ሙዚቃ ሲሆን ይህ ሙዚቃ በ 2017 ዓ.ም የተለቀቀ ሙዚቃ ሲሆኑይህም አልበም አስራ ሁለት የሙዚቃ ያለው ሲሆን ይህም ተወዳጅነትን በጣም አጠርፏል ::

አልጋ፤ አልጋ በየቤታችን የሚኖር እና ሲሆን ይህንን ስራ ውለን ስንመጣ ማታ ላይ ሰውነታችን አረፍ ምንናደርግበትና እንቅልፋችንን የምንተኛበት ነው።

ጉልቻ ፦ ጉልቻ በሁሉም ቤት የሚገኝ የቤት ዕቃ ሲሆን ጉልቻ ምግባችንን ለማብሰል ከመቀመጫ ለማብሰያው መቀመጫ የሚሆን እቃ ነው ።

ለስላሳ መጠጦች የለስላሳ መጠጦች ብዙውን ጊዜ ከአልኮል ነፃ የሆኑ መጠጦች ሲሆኑ እነዚህ የለስላሳ መጠጦች ለዉሃ ገንቢ የሚሆነውን እና ብንጠጣቸው የማይጎዱን መጠጦች ናቸው::

የራያ ቦታ የራያ ቦታ ለየት ያለ የራያን ማንነት የሚገልፅ የቦታ አይነት ስሆን ይህ የራያ ባህል ራያን የሚያሳውቅ እና ራያን ለየት የሚያደርገው የራሳቸው የሆነ የአለባበስ አይነት ነው::

ዶርም ማስጌጥ ዶርም ማስጌጥ ሰዎች የሚያድሩበት ቦታ ሲሆን ይህ ዶርም በተለይ በዩንቨርስቲ አካባቢዎች ላይ በስፋት የሚገኝ ሲሆን እንግዲህ ዶርሙ ተማሪዎች ዶርማቸውን ማፅዳት እና ማስጌጥ አለባቸው::

ኮንጎ ጫማዎች ፦ ኮንጎ ጫማዎች ብዙም በገጠሩ አካባቢ የሚለበሱ ጫማዎች ሲሆኑ እነዚህ ጫማዎች ከፕላስቲክ የሚሰሩ እና ጠንካራ የሆኑ ጫማዎች ናቸው ።

የኢትዮጵያ ባንዲራ ለየት ያለ ከዓለሙ ለየት ያለ መገለጫ ያለው ኢትዮጵያ ጀግንነትዋን ድህነትዋን የሚገልጽ ነው።

ሩጫ ሩጫ በኢትዮጵያ በጣም ተወዳጁ ሲሆን ሩጫ የኢትዮጵያ አትሌቶች በአለም ላይ ያሉ ሪከርዶዎችን የሰባበሩት ለምሳሌነት ይጠቀማል ኢትዮጵያ የሚችላት የለም።

ዳኛቸው ማሞ የተባለ ተዋቂ የኢትዮጵያ የመጎጎጃ አስመጭና ላኪ በጣም ዘመናዊ የሆኑ መኪናዎችን የሚያስመጣ ሲሆን ዳኛቸው ማሞ ለኢትዮጵያ ብዙ ነገር ያደረገ የማጓጓዣ አስተዋጽኦ አድርጓል።

የሰሜን ተራራ አካባቢ፦ የሰሜን ተራራ አካባቢ በከፍታው ትልቅ የሆነ ከኢትዮጵያ አንደኛ 4620 ከመሬት ወለል በላይ ያለው ከፍታ ሲሆን ይህ ተራራ በጣም አስደናቂና ተወዳጅ የሆነ ቦታ ነው።

ጋሜና ኮልኮሉ የሚባለው የፀጉር አሰራር በጣም ውበታም የሚያደርግና በብዙ ሰዎች ዘንድ ቆንጆ የሚያደርግ የፀጉር አሰራር ነው ይህ የፀጉር አሰራር በብዞች እናቶች የወደዳል።

የጎንደር አካባቢ የጎንደር አካባቢ በጣም አስፈሪና ጀግንነት የሚል ቦታ ሲሆን ይህ የጎንደር አካባቢ ወጣ ገባ ያለ ቦታ ነው። ወጣ ገባ የምትባለዋ አካባቢ ደግሞ በጣም ብዙ ገበያ ያለቦታ አለ።

የንብ ባንክ ህንጻ፤ የንብ ባንክ ህፃን በአዲስ አበባ ዋና መቀመጫውን ያደረገ ህንፃ ሲሆን ይህን ስነ ህንፃ አሰራሩ በጣም ለየት ያልና ካሉት ህንፃዎች በጣም የሚያምርና በዙሪያ መልክ የተሰራ ህንፃ ነው።

የአገራት አባቶች የህዝባቸውን ተስፋና ህልም በመምራት፣ መከራን በማሳለፍና ብሩህ የወደፊት ጊዜን በመፍጠር ይታወቃሉ።

መጓጓዣ ሰዎችና እቃዎች ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሱበት ዘዴ ነው። ተሽከርካሪዎች ደግሞ ይህንን እንቅስቃሴ የሚያከናውኑ መሳሪያዎች ናቸው

የመንገድ መሰረተ ልማት የመንገድ መሰረተ ልማት ብዙ ጊዜ በሁሉም አካባቢ የሚደረግና ሊተገበር የሚገባ ሲሆን እናቶች ሲወልዱ በፍጥነት ለመንቀሳቀስ ሲባል መንገዶቹ የተመቻችሁ መሆን አለበት ::

የአገው ማህበረሰብ በኢትዮጵያ ከሚታወቁ የራሱ አለባበስ እና አመጋገብ የሚታወቅ የራሱ ስርዓት ያለው። የሚኖር ማህበረሰብ በጣም የሚወደው ማበረሰብ ነው።

ለተለያዩ የእጅ ሥራዎችና ጥገናዎች የሚያስፈልጉ እንደ መዶሻና ስክራውድራይቨር ያሉ ነገሮች።

ፍቅር እስከ መቃብር መጽሃፍ፤ ፍቅር እስከ መቃብር መጽሐፍ በጣም በብዛቱ ብዙ ተለቅያለ ለመጻፍ ሲሆን ይህ የመጽሐፍ ብዙ ፍቅር ያስተማረ መጽሃፍና ብዙ ታሪክ እያስተማረ መጽሃፍ ነው። ስለ ፍቅር የሚያወሳ መጽሐፍ በታዋቂው ደራሲ በሀዲስ አለማየሁ የተፃፈ መሐፍ ነው።

የዘመን መለወጫ በዓል የዕንቁጣጣሽ በዓል በመባል የሚታወቀው ይህ መስከረም 1 የሚከበር በዓል ሲሆን፤ ይህ መስከረም 1 ከዘመን ዘመን የሚንሻገርበትና ዘመንን የሚለወጥበት ዘመን በጣም በአበቦች መካከል የሚደንቅ በአል ነው።

አምባር :- አምባር ብዙ ጊዜ እጃች እና እግራችን ላይ የምናደርገዉ ጌጣጌጦች ብዙ አካባቢ ላይ የሚገኝ እና ብዙ ሰዉ የሚያደርገዉ ብዙ ሰዉ ለማሳመር የምናደርገዉ ጌጣጌጥ ነዉ።

ዜና የመረጃ ነፃነትን የሚያረጋግጥና ዜጎች በመንግስታቸውና በዙሪያቸው ባሉ ጉዳዮች ላይ በቂ ግንዛቤ እንዲኖራቸው የሚያስችል መሠረታዊ መብት ነው

ሲኖትራክ ሲኖትራክ በአሁኑ ሰዓት ብዙ ሰዎች ቤታቸውን ሲሰሩ ወይም ደግሞ የመንገድ መሰረተ ልማት ሲሰራ ህንፃዎች ሲሰሩ ድንጋይ እና ሲሚንቶ የሚሸከምልን የጭነት መኪና ሲሆን ይህም በብዙ ሚሊዮን ብሮች የሚገዛ መኪና ነው።

ዜና እረፍት፤ ዜና እረፍት የሚነገረው በጣም ታላላቅ ሰዎችንና ታዋቂ አርቲስቶች፣ ታላላቅ መሪዎች ሲሞቱ የሚነገር ዜና ነው። የዜና ህይወታቸው አልፏል ተብሎናል ወደ ዘመዶቻቸው ነፃናትን እንመኛለን የሚል...

ፍሪጅ ። ፍሪጅ ከኤሌትሮኒክስ እቃዎች ከሆኑት ውስጥ አንዱ ሲሆን ፍሪጅ ብዙውን ጊዜ ከውጭ ምግቦችን እና መጠጦችን ለማቀዝቀዝ የምንጠቀመው የኤሌትሮኒክስ እቃ ነው ።

የልብስ ንግድ የልብስ ንግድ ልብሶችን በማምጣት እና በመሸጥ ልብሶችን ለተጠቃሚዎች በመሸጥ የሚከናወን የንግድ አይነት ሲሆን የልብስ ንግድ ባሁን ዘመን ብዙዎችን ወደ ጣሪያ እየሰደደ እና ብዙዎችን እየለወጠ ያለ የንግድ አይነት ነው እንግዲህ የልብስ ንግድ ሻጮች እያስወደዱ እየተገኙ ነው።

ፖሊስ ብዙ ጊዜ የመንግስት አካል ሲሆን ህግን ለማስከበር፣ ሌባን ለመያዝ ይጠቅማል ።

ሀብታሙ ስጋ ቤት ወይም ሀብታሙ ቁርጥ ቤት ሀብታሙ ቁርጥ ቤት ተወዳጅና ተወዳጅ የሆነ የስጋቤት ሲሆን ይህ ቤት የበሬ ስጋዎች እና የፍየል ስጋዎች በያይነት የምናገኝበት ሲሆን ስጋ ቤቱ በጣም ተወዳጅ ነው።

አረቂ አረቂ፦ በጣም በአልኮል ትልቅ የሆነ እና ለስካር የሚዳርግ እና የሚያዳግት የመጠጥ አይነት ሲሆን አረቂ ብዙዎችን ከአላማቸው እያስቀረና ብዙዎችን ሰዎች እየጎዳ ለጨጓራ በሽታ የሰጣቸው መጠጥ ነው።

የቡድን ስራ የቡድን ስራ ጊዜ ውጤታማ የሚያደርግ ስራ ሲሆን በጋራ ሰርቶ በጋራ መለወጥን የሚያስተምር ስራ አይነት ሲሆን መረዳዳት አንድን ስራ በቶሎ መጨረስ

ግራር ግራር በአብዛኛው በአማራ ክልል ቦታ የሚበቅል እጽዋት ሲሆን ይህ ግራር እሾሃማ የሆነ እጽዋት ሲሆን እሾሁ በጣም ብዙ እና የሚዋጋ እና ሲዋጋ ደግሞ የሚያም እሾህ ነው እና ግራር በብዙዎች አካባቢ ይገኛል ለክሰል ምናምን እንጠቀመዋለን።

ጎመን:- ጎመን ብዙ ጊዜ በብዙ አይነት የሐበሻ ጎመን፣ የጥቅል ጎመን፣ የሰላጣ ጎመን የቆስጣ ጎመን እሚባሉ አይነቶች ሲኖሩ የተለያዩ የጎመን አይነቶች ለተለያዩ አገልግሎት እናዉላቸዋለን።

የለቅሶ አለባበስ ባህል የለቅሶ ባህል በኢትዮጵያ እንደየ አካባቢው የተለያየ ሲሆን ይህም ሰዎች ሲሞቱ የተለያየ የአለቃቀስ አይነት አለ።

የቡና መውቀጫ ማሽን የቡና መውቀጫ ማሽን ለራስዎ ቡናውን የሚወቅጥልንና በኤሌክትሪክ የሚሰራ ማሽን ሲሆን ይህ ማሽን ስራ ቀለል የሚያደርግልን ማሽን ነው ።

የከሚኒሴ ማህበረሰብ፤ የከሚኒሴ ማህበረሰብ በጣም ደግ እና በጣም የዋህ፣ በጣም ቆንጆ ማህበረሰብ ሲሆን ይህ ማህበረሰብ የአማራ ክልል ላይ በጣም ጥሩ እና ተወዳጅ እና ታዋቂ ማህበረሰብ ሲሆኑ ይህ ማህበረሰብ ደጋግ እና ደግ ህዝብ ነው።

ቃሪያ ፦ ቃሪያ በጣም ከምትታወቅ አትክልቶች ውስጥ በጣም እንደ ምግብ ማጣፈጫነት እና ለብዙ መድኃኒትነት የምንጠቀማት ቃሪያ ስንበላት ትንሽ ብትፈጀንም ግን ጣዕሟ በጣም ደስ የሚል እና ለብዙ ጥቅም ያላት ናት ።

ፍቅርሽ ነው የጎዳኝ ፦ ፍቅርሽ ነው የጎዳኝ በታዋቂ አርቲስት በጥላሁን ገሰሰ የተሞዘቀ ሙዚቃ ሲሆን ይህም ሙዚቃ ፍቅሩን ሲገልጽላት በአባታችን ...

የአምባሰል ባህል በወሎ የሚገኝ ባህል ሲሆን የአምባሰል ባህል ከሌሎች አካባቢዎች ለየት ያለ ባህል ሲሆን ይህም ለቆንጃጅቶች የሚያደርጉላቸው አንገታቸው ላይ ባሉ ጌጣጌጦች ላይ የሚደረግ የራሱ የሆነ ባህል ያለው አካባቢ

ባህርዳር እግር ኳስ፦ የባህር ዳር ከነማ እግር ኳስ ክለብ ፤ የራሱ ባንዲራ ያለው ይህም ጣናን የሚወክል የጣና ሞገድ ተብለው የሚጠሩ ራሱን የቻለ ይህ ሰማያዊና ነጭ ባንዲራ ያለው ባንዴራ ወይም መለያ አለዉ የባህር ዳር ከነማ እግር ኳስ ክለብ።

"የጨነቀ ለት" የሚለዉ የዳኘ ዋለ ሙዚቃ በጣም ብዙዎች እያዳመጡት እና ያደነቁት ሙዚቃ ሲሆን ይህ ሙዚቃ የጎጃምን ባህል የሚያሳይ የሙዚቃ አይነት ነዉ።

የሺ ቡና ቤት በጣም ታዋቂነትን ያተረፈ ቡና ቤት ሲሆን ይህም በጣም ጣፋጭ የምታፈላው በጣም በጥፍትናው የተመሰከረለት ቡና ቤት ነው።

እንጀራ በአትክልት እንጀራ በያይነት ብዙ አትክልቶች አንድ ላይ ተጨምረው በተለያዩ አንድ ላይ የሚቀርቡት የምግብ አይነት ነው ።

የአባይ አካባቢ የአባይ አካባቢ በጣም አስፈሪ እና ተራራማ የሆነ ነው። የአባይ በረሃ ብዙውን ጊዜ በተራራማነቱ የሚታወቅ ሲሆን ይሄም አቀበት እና ቁልቁለት በመሄድ በጣም የሚሞቅ ቦታ ነው።

አርስተ ዜና ስለ አማራ ክልል ጉዳዮች ከፋኖ ጋር ለመነጋገር መንግት ያለውን ጥረት እያጠናከረ ቀጥሏል። በዚህም ፋኖቹ ለመደራደር እንደሚፈልጉ ተናግረዋል።

የመንገድ ዳር መብራቶች:- የመንገድ ዳር መብራቶች ለሌባ ተጋላጭ እንዳንሆን የሚጠቅሙ የመንገድ ዳር መብራቶች ሲሆኑ እነዚህ የመንነድ ዳር መብራቶች በየመንገዱ መብራት እና መቆም አለባቸዉ።

ኩርሲ ኩርሲ በቤታችን በቤታችን የምናገኛቸው ትናንሽ መቀመጫዎች ሲሆኑ እነዚህ መቀመጫዎች ለቤታችን ውበትና ከቦታ ቦታ በቀላሉ ለመንቀሳቀስ የምንጠቀምባቸው የመቀመጫ አይነቶች ናቸው።

ታክሲ፦ ታክሲ በከተማው ውስጥ የሚንቀሳቀስ መኪና ሲሆን ይህ ታክሲ በከተማ ከሰፈር ሰፈር የሚንቀሳቀስ መኪና ነው ለምሳሌ በባህር ዳር ከተማ ከፓፒረስ ወደ አባይ ማዶ የሚሄድ

ወሎ ደሴ:- ደሴን መጎብኘት አለባችሁ። ደሴ በጣም የምታምር እና ብዙ ነገር የምታገኙባት ከተማ ስትሆን ቱሪዝም ወደ ደሴ እየተመመና እየበዛ ያለ ህዝብ ነዉ እንግዲህ ደሴን ለማየት ሁሉም ይነሳ።

የኢትዮጵያ ህዝብ በአሁኑ ሰዓት በመሰደድ እና የተሻለን ኑሮ ለመፈለግ ሲል ወደ ሩቅ ምስራቅ አገሮች ወደ ሳዉዲ አረቢያ እና ወደ አዉሮፓዎች በስደት እየተጓዘ እና እየተሰቃየ የሚገኝ ህዝብ ነዉ። ይህ ደግሞ መቆም አለበት።

መስቀል የመስቀል በዓል በክርስትና ሃይማኖት ውስጥ የሚከበር ትልቅ በዓል ሲሆን በመስከረም ወራት ውስጥ የሚከበር እና ብዙ ሰው ናፍቆት እና ጓጉቶ የሚከበር በዓል ነው ይህ በአል ሲከበር በጣም ያምራል።

ከጎንደር ባህርዳር በመርከብ መሄድ እንችላለን ከጎንደር ባህርዳር ከባህርዳር ጎንደር ድረስ በጀልባ ሂደን ዘዛ ወርደን ደግሞ በመኪና መሄድ እንችላለን ይህ ጉዞ በጣም አሰልችና አድካሚ አይሆንም።

የጉልበት ስራ ፦ የጉልበት ስራ ብዙዎቻችን በጉልበት የምንሠራው ሲሆን ይህ ስራ ብዙውን ሰዓት አድካሚ እና አሰልቺ የሆነ ስራ ነው ።

ፈረስ:- ፈረስ በባህላዊ መንገድ ድሮ አባቶቻችን ሲንቀሳቀሱበት የነበረ መጓጓዣ ሲሆን ከቦታ ቦታ ሰዉን ለመጫን እና ሌላ ከባድ እቃን ለመጫን እንጠቀምበታለን።

የባህር ላይ ጉዞ የባህር ላይ ጉዞ በጣም ጥሩና ደስ የሚል የጉዞ አይነት ሲሆን ይህ ጉዞ በመርከብ በጀልባ ወይም በባህላዊ መንገድ በታንኳ የሚከናወን የጉዞ ስነስርዓት ነው።

የሱሪ ፋሽን የሱሪ ፋሽን በአሁኑ ሰአት በጅንስ በቱታ እየመጣ በሰፊ በአጭር በጠባብ በአጭር በረጅም የመጣ የፋሽን አይነት ሲሆን ይህም ለተለያዩ ህጻናትና ለአዋቂዎች ተዘጋጅቶ የታሰበ ነው።

ማቆም ክልክል ነው ማቆም ክልክል ነው የሚሉ ለአንዳንድ ባለጌ ባለመኪናዎች ነው። ይህም ለሰላም እና ለጸጥታ የሚደረግ የማስታወቂያ አይነት ነው። ማቆም ክልክል ነው እንግዲህ የለመድናት ማስታወቂያ ናት።

የህብረተሰብ ሳይንስ ትምህርት፤ የህብረተሰብ ሳይንስ ትምህርት ስለ ህብረተሰብ የምንማረው ትምህርት ሲሆን ስለ አካባቢያችን፣ ስለምድር፣ ስለተፈጥሮ፣ ስለሰው ልጅ ተፈጥሮ የምንማርበት ትምህርት ሲሆን ይህም ስለምድር ጥሩ ግንዛቤ እንዲኖር የምናገኝበት

የጥርስ ብሩሽ የጥርስ ብሩሽ አፋችን እንዳይሸት እና ጥርሳችን እንዳይበላሽ ከምንጠቀምባቸው መሳሪያዎች ውስጥ አንዱ ሲሆን የይ የጥርስ ብሩሽ ንጽህናችንን በመጠበቅ ውበታችንን መጠበቅ አለብን እና ይህንን የጥርስ መቦረሻ መጠቀም አለብን።

ማንጎ ፦ ማንጎ ከፍራፍሬዎች ሁሉ በጣም ተወዳጁ እና እንደኔ ነው ግን በጣም የምወደው የፍራፍሬ አይነት ሲሆን ይህም ጁስ ለመስራት የምንጠቀመው የፍራፍሬ አይነት ነው ።

ቲክቶክ፤ ቲክቶክ በአሁን ላይ በጣም ብዙ ሰዎች እየተከተሉት ያለ እና ብዙ ህዝቦችን በአጫጭር ቪዲዮ እያገናኘ ያለ ማህበራዊ ሚዲያ ሲሆን እንግዲህ ቲክቶክ ብዙዎቹ ለጥሩ ነገር ሲውሉበት ብዙዎቹ ደሞ ይበላሹበታል። ቲክቶክ ለብዙ ሰው የንግድ ስራ ሆንዋል።

የደሴ አካባቢ የደሴ መልካምድራዊ አቀማመጥ በጣም የሚያፈራ እና በጣም ገደላማ ያለች ከተማ ስትሆን፤ በጦሳ ተራራ ተከባ የምትገኝ ከተማ ናት ይህ የጦሳ ተራራ በጣም አስፈሪ እና አስቸጋሪ ቦታ ነው።

አረፋ አረፋ በእስልምና ሃይማኖት ትልቅ በአል ሲሆን ይህ በአል በአመት አንድ ጊዜ የሚያከብሩትነ በጣም ጠብቀውትና ወደውት ብዙዎቹ የሚያከብሩት በአል ሲሆን በመተሳሰብ እና በመረዳዳት የሚያከብሩት በአል ነው።

ቃሬ ቃሬ የጸጉር አሰራር ሲሆን ይህም ከጭንቅላታችን መጀመሪያ ላይ ትንሽዬ ጸጉር ብቻ ትተን የምንሰራው የጸጉር ይችም በዱሮ ሰአት ሰዎች ለመዋቢያነት የሚጠቀሙት የጸጉር አሰራር ስትሆን አቤት ስታምር አቤት።

የመንገድ መሰረት ልማት የመንገድ መሰረት ልማት በጣም ጠቃሚ ከሆነ መሰረት ልማት ሲሆን ይህ መንገድ በየገጠሩ በየከተማው መሰራት አለበት። ጥሩ የመኪና እንቅስቃሴ ቢደረግ ጥሩ ነው።

የጎጃም ባህል የጎጃም ባል የሰርግ ስነ ስርዓት በጣም ከሌሎች ለየት የሚያደርግ በዓል ሲሆን የባህል ሰዎች በሚገቡበት ሰዓት መፎከር የለም የባል ሆታና ጭፈራ ነው ።

ቢራ በብዙ አካባቢዎች ላይ እየጠጣ ያለ መጠጥ ሲሆን ይህ መጠጥ በተለያዩ የፋብሪካ ድርጅቶች የሚመረት ሲሆን እንደ ቅዱስ ጊዮርጊስ ቢራ፥ ሀበሻ ቢራ፥ ዳሽን ቢራ የሚባሉ ስም ያለው ቢራ ነው።

ሃገሬ ሽሮ ቤት፤ ሃገሬ ሽሮ በጣም ታዋቂ የሆነች ቤት ስትሆን እንደስሟ ሃገሩ ሁላ፤ የሃገሩ ሰው ሁላ የሚገባባት ቤት ስትሆን ሽሮዋቸውም ለየት ያለ እና በጣም ታዋቂ የሆነ ሽሮ ቤት ነው።

የጎልማሳ ትምህርት የጎልማሳ ትምህርት ታላላቅ ሰዎችን ለማስተማር ታስቦ የተዘጋጀ የትምህርት አይነት ነው።

የሰርግ ልብስ ፋሽን የሰርግ ልብስ ፋሽን በአሁኑ ሰአት በጣም እየዘመነ የመጣ የልብስ ፋሽን ሲሆን ለባልየውና ለሙሽሮችየው ለሙሽሮች ተዘጋጅቶ የሚሰራ ፋሽን ነው።

የስራ ማስታወቂያ የስራ ማስታወቂያ በየስርፋው የሚለጠፍ ማስታወቂያ ሲሆን በአሁን ዘመን የስራ ማስታወቂያ ለማየት የሚሄደው ህዝብ ቁጥር ብዙ ነው። ስራ የሚገባው ግን ዜሮ ነው። ለምን እያልን አንደበታችንን እናስባለን።

አድዳስ ጫማ አድዳስ ጫማ ብዙ ሰዎች እየለበሱትና ብዙ ሰዎች መርጠውና ወደው በብዙ ሰዎች እየተለበሰ ያለ ጫማ ሲሆን ይህም በአለም ላይ ተወዳዳሪ የሆነ ጫማ ነው።

የቋንቋ ትምህርት:- የቋንቋ ትምህርት ብዙ ሰዓት ሰዎች ከሌላ አካባቢ ጋር ለመግባባት ሲሉ ቋንቋን ይማራሉ። የቋንቋ ትምህርት በኢትዮጵያ በአማራ ክልል ብዙ ሰዓት የሚሰጥ ትምህርት ሲሆን በአማረኛ፣ እንግሊዘኛ፣ አፋረኛ እና የሰዋኽሊኛ ቋንቋ ይሰጣል።

መዶሻ መዶሻ ብዙውን ጊዜ ድንጋይ ለመፍለጥ የምንጠቀመው ትልቅ መሳሪያ ከብረት የተሰራ ሲሆን ይህም ድንጋዮችን ትንንሽ ለማድረግና ትልልቆቹን ትንንሽ ለማድረግ ለመከስከስ ለመሰባበር ይረዳናል። እንደውም እንደውም መከስከስ ነበር።

ኬጅ ጁስ ብዙውን ጊዜ በሱፐር ማርኬት የምናገኘው ምርት ኬጀ ጁስ ያው በ ኬጅ ድርጅት የሚመረት የጁስ አይነት ሲሆን ይህ የጁስ አይነት በጣም ተወዳጅ እና ጣፋጭ ነው።

ኢትዮጵያ የራሷ የሆነ የሸክላ አሰራር ጥበብ ያላት ሲሆን ሸማኔ በሚባሉት ማህበረሰብ የሚሰራ ሲሆን ይህ ሸክላ አሰራር ለየት ያለ ጥበብ ሲያስፈልገው ጥበበኞች ይጠበቡበታል።

መምሬ አካሉ መምሬ አካሉ ታዋቂ መሪ ሲሆኑ እነዚህ የሃይማኖት አባት ብዙ ነገሮች በማስተማር የሚታወቁ የሃይማኖት አባቶች ናቸው ብዙ የተማሩ ብዙ ያወቁ ናቸዉ።